ባቡር ባቡር ለመጓጓዣነነት የሚጠቅም ነው። እንዲሁም በጣም ብዙ ሰዎችን የሚይዝ ነው። እና ለባቡር ተብሎ የሚሰራው መሰረተ ልማት ሀዲድ ነው። በሃዲድ ላይ የሚጓዝ ነው።

የአቮካዶ ግብርና የአቮካዶ ግብርና አቮካዶን በሰፊ መሬት ላይ የማምረት ሂደት ነው። ይህም ለሻጩ የተለያዩ ገቢዎችን ለማግኘት የምንጠቀምበት ነው። ይህም ውሃን በመንከባከብ ።

እግር ኳስ በዓይነቱ በታዋቂነቱ ልዩ የሆነ እና በአለም አቀፍ ደረጃ በ እውቅናው በጣም ከፍተኛነት ያለው ነው። ይህም የተለያዩ ሰዎች የሚወዱት ተወዳጅ የሆነ ስፖርት ነው።

የወሎ ማህበረሰብ የወሎ ማህበረሰብ ፦በዋናነት በጣም በማምረት እና በመሸጥ እንድሁም የተለያየ ቀለም ያላቸው እጣኖችን በመሸጥ የሚታወቅ ማህበረሰብ እና ፍቅር የበዛበት ነው።

የደመራ በአል የደመራ በአል በመላው ኢትዮጵያ ኦርቶዶክስ ተዋህዶ አማኞች ዘንድ የሚከወን ልዩ ስነ-ስርዓት ያለው እና ብዙ ሰዎች ህዝበ ክርስቲያኑ በአንድ ቦታ የሚገኝበት እንዲሁም አባቶች የሚያስተምሩበት በአል ነው።

እርሳስ ለመሳያነት የሚያገለግል ነው በዚህም የተለያዩ ስዕሎችን ሸራዎች ላይ ለመሳል ወረቀት ላይ ለመሰል የምንጠቀምበት መሳሪያ ነው።

ቦቲ ቦቲ አብዛኛውን በግብርና ስራ ላይ እና ጭቃማ አካባቢ ላይ ያሉትን ሰዎች የሚያደርጉት ጫማ አይነት ነው። ይህም ትልልቅ ጫማዎች ናቸው። እነዛንም ይለብሷቸዋል።